መጽሔቶችና ጋዜጦች እንዲሁም መጽሐፍ ለሰዎች በጣም ፈጣን መረጃ በማድረስ በጣም ተፈላጊ ናቸው ፤ እነዚህ ነገሮች ግን አሁን ላይ ብዙ ተጠቃሚ የላቸውም ምክንያቱም በማህበራዊ ሚዲያዎች ሰዎች መረጃዎችን ማግኘት ስለቻሉ።

የቤትና የቢሮ እቃዎች በጣም ተወዳጅነት እየተረፉ ይገኛሉ በጣም ተወዳጅነት ያላቸው ፤ በማህበራዊ ሚዲያ የምናያቸውን እቃዎች ቤታችንም የምናገኛቸው ዕቃዎች በጣም ተፈላጊ ናቸው እና ቤታችንን ወደነው እንድንገባ በጣም ከፍተኛ አስተዋጾ ያደርጋሉ።

ንግድና ግብይት ለማህበረሰብ ከፍተኛ የሆነ ጥቅምን እየሰጡ ይገኛሉ። ለምሳሌ ሰዎች የተለያዩ እቃዎችን ማግኘት ሲፈልጉ ከግብይት ቦታዎች መግዛት ይችላሉ።

ታሪክን የሚያወለቅ ሰዉ በጣም ደስ ይለኛል። ታሪክን ማወቅ የወደፊት ኢትዮጵያን ማወቅ ነዉ። የኢትዮጵያን ታሪክ የሚያዉቅ ሰዉ ኢትዮጵያን አሁን ያለችበትን ሁኔታ በጣም ይረዳን። ስለዚህ ታሪክን ማወቅ እና መልካምድርን ማወቅ በጣም ጠቃሚ ነገር ነዉ።

በሀገራችን የሚፈጠሩ አዳዲስ ጉዳዮች ለማወቅ ዜና መስማት በጣም አስፈላጊ ነው። በሀገራችን ዜናን የሚሰሙት በጣም ትልልቅ ሰዎች ናቸው። ነገር ግን እኛ ወጣቶች ዜናን ብንሰማ በጣም ጥቅም እንዳለው እኔ በራሴ ተረድቻለሁ። ስለዚህ ዜና በየቀኑ መስማት በጣም ጥቅም አለው።

ጥበብ እና ባህል የሚገልጹ በጣም የተለያዩ ነገሮችን በአገራችን ማግኘት እንችላለን። ከዚያ ውስጥ አለባበሳችን፣ ሙዚቃችን እና የተለያዩ መስህቦችን ስናይ የኢትዮጵያን ባህል ጥበብ ማየት እንችላለን ።በተለይ በዚህ በአማራ ክልል የተለያዩ ባህሎችን ማየት የሚያስችሉ ነገሮች አሉ።

የፋሽን ኢንዱስትሪ በጣም እያደገ እና በጣም ብዙ ገንዘብ የሚገኝበት ኢንደስትሪ ሆኗል። የፋሽን ኢንዱስትሪውን ለማሳደግ ተማሪዎች በጣም እየለፉ ይገኛሉ። በዚህ በባህር ዳር ዩኒቨርስቲ በጣም ብዙ ተማሪዎች የፋሽኑን ኢንደስትሪ እየተቀላቀሉ ይገኛሉ።

ኢትዮጵያ አብሃኛው ወጣት ነው። ወጣት ደጎ ስፖርት ቢሰራ በጣም አሪፍ ነው ብየ አስባለሁ ስፖርት ለጤና ብቻ ሳይሆን የገቢ ምንጭም መሆን ይችላል።

ታዋቂ አባቶችና መሪዎች በሚለው ርዕስ ዙሪያ ታዋቂ መሪዎች በሃገራችን ችግር እያመጡ ይገኛሉ። ለምሳሌ ዘርን ከዘር ፣ ሃይማኖትን ከሃይማኖት እያታሉ የሚገኙ ብዙ መሪዎች አሉ። የሃይማኖት አባቶች ይህንን ተረድተው ሰዎችን ማስታረቅ አለባቸው።

ቤተሰብ ሲሰበሰብ ማህበረሰብን ይፈጥራል ይሄ ማህበረሰብ ደግሞ ሃገርን የሚፈጥር ነው ስለዚህ በኢትዮጵያ ሀገራችን ብዙ ብሔሮች እና ብሔረሰቦች ያሏት ሀገር እንደመሆኗ መጠን ማህበረሰብ ላይ መስራት አለብን ብዬ አስባለሁ::

የመዝናኛ እና የመናፈሻ ኢንደስትሪው በጣም ከፍተኛ ደረጃ ላይ እየደረሰ ነው ። አብዛኛው ሰው መዝናናት ሲፈልግ አሁን በቅርቡ በጣም ብዙ መዝናኛዎች እና መናፈሻዎች ስላሉ ምንም አይቸግረውም ማለት ነው ።

ሀገራችን ላይ ዜና ለመስማት ከፈለግን የተለያዩ መንግዶችን መጠቀም እንችላለን ለምሳሌ ቴሌቭዥን ሬዲዮዎችን መጠቀም እንችላለን ከዛ ባለፈ ማህበራዊ ሚዲያ ላይ የተለያዩ የዜና ምንጮችን መስማት እንችላለን:: ዜና በሰማን ቁጥር ባዳዲስ ነገሮች ሁሌ አዲስ እንሆናለን::

አሁን ላይ የቤትና የቢሮ እቃዎችን የሚያመርቱ ድርጅቶች እየበዙ ይገኛሉ። የቤት እቃዎችን ስናሟላ ቤታችንን እንድንወደውና ወደ ቤታችን ቶሎ እንድንገባ እቤታችንን እንድንወድ ያደርገናል የቢሮ እቃዎችን ስናሟላ ብዙ ደንበኞች የማፍራት አማካይ አለን።

ሀገራችን በስነ-ህንጻ ግንባታ በጣም የታወቀች ናት። እነ አክሱምን እነ ላሊበላን ማንሳት እንችላለን። በዙም ላይ ዘመናዊ የሆነ የህንጻ ግንባታ ስርዓትን በመከተል የተለያዩ አዲስ አበባ የሚታዩ ትላልቅ ህንጻዎች እየተገነቡን ኢትዮጵያ እየታወቀች ትገኛለች።

ንግድ እና ግብይት ሲስፋፋ ሀገራችን በጣም እየለማች ትሄዳለች። በሃገራችን የተለያዩ የግብይት እና የንግድ ተቋማት እየተስፋፉ ይገኛሉ። ለምሳሊ እዚህ በባህር ዳር በጣም ብዙ የተለያዩ የንድግ ተቋማት አሉ።

ጫማዎች በአገራችን በጣም ተወዳጅ ናቸዉ። ለምሳሌ ዛሬ የለበስሁት ጫማ ተወዳጅ የሆነ ከዉጭ የመጣ የናይክ ጫማ ነዉ። ይህ ጫማ ከስድስት ሺህ ብር በላይ አዉጥቼ ነዉ የገዛሁት። እና እነዚህ ጫማዎች በጓደኞቼም በራሴም ተመራጭ ጫማዎች ናቸዉ።

ማህበረሰቡ በጣም አሁን ላይ የኢትዮጵያ ማህበረስብ የተለያየ ችግር ዉስጥ እየወደቀ ይገኛል ። በስደት ፣ በግጭት ፣ የተለያዩ ጦርነቶች ዉስጥ በመግባት ላይ ይገኛል።

እያደገች ባለች ሀገር ላይ መሰረተ ልማቶች በጣም ወሳኙን ሚና ይጫወታሉ። በሀገራችን በጣም እያደጉ ያሉ አንዷ ባህርዳር ናት። እዚህ ባህርዳር የተለያዩ መሰረተ ልማቶች እየተሰሩ ይገኛሉ። በጣም ባህርዳር ዉብ እየሆነች ትገኛለች።

ለምግብነት እና ለማሳከም ከምንጠቀመባቸው ነገሮች መካከል አንዱ አትክልትና ፍራፍሬዎች ናቸው ።አትክልት የተለያዩ ለምግብነት ይጠቅሙናል እና በሀገራችንም የተለያዩ ከተማዎችን ለማስዋብ እንጠቀምበታለን። ፍራፍሬዎችን ደግሞ የተለያዩ ለምግብነትም ጤናን ለመጠበቅም እንጠቀምባቸዋለን።

በሀገራችን በጣም ብዙ ሀብታሞች እያመረተ ያለው ንግድና ግብይት ነው። አብዛኛው ሰው አብዛኛው ነጋዴ የተሻለ ገቢን ያገኛል። ስለዚህ ሰዎች ንግዳቸውን ማስፋፋት እና በማስታወቂያ በማህበራዊ ሚዲያ በማስነገር ሀብታም መሆን ይችላሉ።

ኢትዮጵያ ውስጥ የኑሮ ውድነት እየጨመረ ካለባቸው ቦታዎች አንዱ የምግብ ቤቶችና ቡና ቤቶች ምግብ ቤቶች በጣም ዋጋ እየጨመሩ ነው በየቀኑ በቃ ከአስር ብር በላይ የሚጨምር አለ። እናት ይሄ ነገር መስተካከል አለበት።

ሀገራችን ኢትዮጵያ በአትክልቱ እና በፍራፍሬው ዘርፍ አትታማም የተለያዩ ፍራፍሬወችን ማግኘት እንጭላለን። በተለይ በዚህ በአማራ ክልል በጣም ብዙ በግብርና የታወቀ ስለሆነ በጣም የትለያዩ ፍራፍሬወችን አትክልቶችን ማግኘት እንችላለን።

አገራችን ኢትዮጵያ ከሰማኒያ በላይ ብሔር ብሐረሰብ እና ቋንቋ ያለባት አገር ናት። በዚች አገር ዉስጥ የተለያዩ ባህሎች አሉ። እነዚህ ባህሎች የራሳቸዉ ጥበብ አላቸዉ። እና ባህሎችን እና ጥበቦችን የምናስተዋዉቅበት መንገዶችን በጣም ማሻሻል አለብን።

ምግብ ለሰው ልጅ ጤና በጣም አስፈላጊ የሆነ ነገር ነው። ሰዎች የሚመገቡትን ነገር መምረጥ አለባቸው። እነዚህ ለበሽታ የሚደርጉ ምግቦችን መመገብ የለባቸውም። እነዚህ ዘይት የበዛባቸውን ምግቦች ፤ጨው የበዛባቸውን ምግቦች መመገብ የለባቸውም።

መሰረታዊ አገልግሎቶች የሰዎችን ሕይወት ቀለል እያረጉ ይገኛሉ:: የተለያዩ ተቋማት መሰረታዊ የሆኑ አገልግሎቶችን ለማህበረሰቡ እያቀረቡ ይገኛሉ:: ለምሳሌ እያደጉ ያሉ ሃገራት ዉስጥ ከፍተኛ የሆነ መሰረታዊ አገልግሎት እየተስፋፋ ይገኛል::

ኢትዮጵያ የተለያዩ ማበረሰቦችን እንደመያዟ አንጻር በጣም ብዙ ሃይማኖቶች ይገኛሉ ከእነዚህ ውስጥ ዋና ዋና ሃይማኖቶችን የሚባሉት ክርስትና እስልምናና ትሮቴስታንቲዝም የሚባሉ ካቶሊክ የሚባሉ ሃይማኖቶች አሉ እነዚህ ሃይማኖቶች ለብዙ አመት በፍቅር አብረው ኑረዋል።

አስፋልትን ማስጌጥ በጣም ተወዳጅ ነገር ነው። በተለይ እየተስፋፉና እያደጉ ባሉ ከተማዎች መካከል እና አስፓልትን ስናስጌጥ ዋናው ነገር መሃሉና ዳርቻው ላይ እፅዋትን መትከል ይጠቀሳል ።

መጽሐፍ የሚያነብ ሰው በጣ ያእምሮ በጣም ያደገና የተስፋፋ የሆናል መጽሐፍ የሚያነብ ሰው ሙሉ ሰው ይባላል። እንደገና መጽሄቶችንና ጋዜጦችን የሚያነብ ሰው ሁልጊዜ አዳዲስ መረጃዎችን ያገኛል። በአሁኑ ጊዜ ግን ብዙ ጋዜጣ የሚያነብ ሰው የለም።

አንድ ሀገር እንድታደግ ትምህርት በጣም ወሳኝ ሚና ይጫወታል በጣም የተማረ ቁጥር ያለባት ብዙ የተማረ ቁጥር ያለባት ሀገር ብዙ እድገት ታስመዘግባለች።

ንግድ እና ግብይት እንዲያስፋፋ ከሚያደርጉ ነገሮች አንዱ ማስታወቂያ ነዉ። ማስታወቂያን በመጠቀም አብዛኛዉ ሰዉ ንግዱን እያስፋፋ ይገኛል። ንግድ እና ግብይት አዳዲስ እያደጉ በሚገኙ ከተማዎች ላይ እያደጉ እየተስፋፉ ይገኛሉ።

እኔ ባለሁበት እዚህ ባህርዳር የተለያዩ የጫማ ፋብሪካዎች እየተገነቡ ይገኛሉ። በጣም ብዙ ጫማን የሚወዱ ሰዎችም ብዙ ጓደኞች አሉኝ እነዚህ ጫማዎች ለሰዎች ጥሩ በጣም ውበትን ያጎናፀፋሉ ሰው

በሀገራችን የተለያዩ የጫማ ፋብሪካ እየተገነቡ ይገኛሉ እነዚህም ለሰዎች የስራ እድል የፈጠሩና ሰዎች የተለያየ ገቢ እያገኙ ይገኛሉ ስለዚህ የጫማ ፋብሪካዎች በጣም ጠቃሚ ናቸው።

መጠጦች የሀገራችን እኔ ባየሁት ብዙም ጥቅም የላቸውም ። አብዛኛው ወጣት የመጠጥ ሱሰኛ በመሆን የተለያየ ችግር ውስጥ እየገባ ይገኛል ። ለምሳሌ ጠጥቶ በማሽከርከር ሊሆን ይችላል፣ ተማሪ የሆኑ ደግሞ ትምህርታቸውን እንዳይከታተሉ ያደርጋል ። ስለዚህ አብዛኛው መጠጥ ብዙ ጥቅም አለው ብዬ አላስብም ።

የሱፐርማርኬት ምርቶች በጣም ጥንቃቄ የሚያስፈልጋቸው ናቸው። ምክንያቱም የታሸጉ ምርቶችን ይይዛሉ ፤ የተለያዩ ለስላሳ መጠጦችን ማግኘት እንችላለን ፤ እነዚህ ደግሞ በጤና ላይ ከፍተኛ የሆነ ጉዳትም ሊያስደረሱ ይችላሉ ፤ ስለዚህ በጥንቃቄ መጠቀም አለብን።

ምግብ ለጤና አስፈላጊ ከሆነ ነገር መካከል በጣም መሠረታዊ እርሱ ነው። የምንበላውን ምግብ በጣም መምረጥ አለብን። ሰው የሚመገበው ለጤና ሆነው። ጤናውን ለመጠበቅ የሚባለውን ነገር መጠበቅ አለበት። አንድ ሰው የሚመገበውን ነው ይባላል።

አዳዲስ ነገሮችን ሁልጊዜ ለመስማት ዜናዎችን ማዳመጥ ተገቢ ነው። ዜናዎችን የምናገኘው በዋናነት ዝቡ እየሰማ ያለው ከማህበራዊ ሚዲያዎች ነው። በፊት ከጋዜጦች እና ከመጽሄቶች ላይ ነበር። ያ እየቀረ አሁን ላይ ማህበራዊ ሚዲያዎች እየተዘወተሩ ይገኛሉ።

አብዛኛው ህዝብ በሃይማኖት አለው ሀይማኖት ሃይማኖት ያለው ሰው በቀላሉ ተስፋ አይቆርጥም። ራሱንም ያጠፋል ብዬ አላስብም ምክንያቱም ሐይማኖት ያለው ሰው ፈጣሪውን ነው ተስፋ የሚያደርገው።

ጌጣጌጦችን የሚጠቀሙ ሰዎች በጣም አሁን ላይ መጠንቀቅ አለባቸው ብዬ አስባለሁ በጣም ትክክል ያልሆኑ ጌጣጌጦች የቆዳ በሽን የሚያመጡ ጌጣጌጦች ወደ ሃገራችን እየገቡ ስለሚገኙ ሴቶች በዚህ ደረጃ ቢጠነቀቁ ብዬ አስባለሁ።

እንደኔ ሃሳብ ማንኛውም ሰው ፀጉሩን መንከባከብ አለብት ብዬ አስባለሁ። ፀጉሩን የሚንከባከበው ደግሞ የተለያዩ ጊዜያቸው ያለፈባቸውን እና ንጹህ የሆኑ ምርቶችን በመጠቀም ነው። ፀጉሩን በባህላዊም መንገድ በዘመናዊም መንገድ መንከባከብ አለበት ብዬ አስባለሁ።

ከእለት ተእለት ህይወታችን ውስጥ ማለፍ የማንችለው ነገር አንዱ ንግድና ግብይት ነው። አንድ ሰው በዕለት ተዕለት ኑሮው ውስጥ ነገሮችን ለማሟላት ከፈለገ ሄዶ ከገበያ መነገድ አለበት መሸመት አለበት። ስለዚህ ንግድና ግብይት መስፋፋት አለበት።

የሱፐር ማርኬት እቃዋች በጣም ጥቅም አላቸው ጉዳትም አላቸው አሁን በዚህ በኢትዮጵያ በተለይ በአማራ ክልል ከጉዳታቸው አንፃር በጣም ጊዜያቸው ያለፈባቸው እቃዎችን ልናገኝ እንችላለን ፤ ከጥቅማቸው አንጻር ደግሞ የተለዩ በጣም አሪፍ አሪፍ ያሉ እቃዎችን ህይወታችንን ቀለል የሚያደርግ እቃዎች ማግኘት እንችላለን ::

የኢትዮጵያ መልክዓ ምድር በጣም ተመራጭ ነው፡፡ በዚህም የውጭ አገር ሰዎች ምን ይሉእታል፤ ኢትዮጵያ የአፍሪካ የውሃ ማማ ናት እያሉ ይጠሩታል የተለያዩ ውሃ የተለያዩ ባህሮች የሚገኙበት ቦታ ናት፡፡

መጽሐፍ የሚያነብ ሰው ሙሉ ሰው ነው ይላል የሀገሬ ሰዉ ሲተርት መጽሐፍ ማንበብ ሙሉ ሰው ያደርጋል። መጽሐፍ የሚያነቡ ሰዎች የሚሉት አያጡም ይባላል። አንደበታችን ሩቱ እንዲሆን በጣም ወሳኝ ሚናን ይጫወታል መጽሐፍ ማንበብ

ጥሩ መልበስ ለጥሩ ስሜት በሚል መርህ ባለፈው የተዘጋጀ አንድ ዝግጅት ነበረ እዚህ ዝግጅት ላይ የተለያዩ የፋሽን ስራዎችን የሚያቀርቡ ተማሪዎችን ነበሩ ስለዚህ በአገራችን የተለያዩ የፋሽን ኢንዱስትሪው እያደገ ይገኛል ::

ባንድራ ማለት መለያ ነው። ሀገራችን ተለይታ እንድትታወቅ የሚያረጋት ነው። ብዙ የአፍሪካ ሀገራትም ከሀገራችን ባንድራቸውን ወስደዋል። አረንጓዴ ፣ቢጫ፣ ቀዩ የራሱ የሆነ መገለጫ አለው። አረንጓዴው ልምላሜ ነው። ቢጫ ብሩህነት ነው። ቀዩ ደግም ደም ነው።

ቡና ቤቶች ለግል ስብሰባዎች፣ ለሥራ ውይይቶች ወይም ጸጥ ብሎ ለመሥራት ምቹ ሲሆኑ ምግብ ቤቶች ለቤተሰብ ምሳ/እራት ተስማሚ ናቸው

መዋቢያዎች እና የውበት መጠበቂያዎችን አብዛኛው የሚጠቀሙት ሴቶች ናቸው። እነዚህ የመዋቢያ ምርቶችን ሲጠቀሙ ጊዜያቸው ያለፈባቸውን መሆናቸውን በጣም በጥንቃቄ መለየት አለባቸው ብዬ አስባለሁ።

መጽሄት ጋዜጣዎች እና መጽሃፍት ለኛ አስፈላጊ የሆኑ መረጃዎችን ይሰጡናል። መጽሐፍ የሚያነብ ሰው በጣም የሚናገረው አያጣም ይባላል። በጣም ተፈላጊ ሰው ነው። የአመራር አቅሙም በጣም አሪፍ ነው።

ፋሲል ግቢ : በጎንደር ከተማ የሚገኝ በ17ኛው ክፍለ ዘመን በአጼ ፋሲል የተመሰረተ የንጉሣዊ ግቢ ነው። በውስጡ የተለያዩ ቤተ መንግሥታት፣ አብያተ ክርስቲያናት፣ የአንበሳ ቤትና ሌሎች ታሪካዊ ሕንፃዎችን ይዟል።

ጌጣጌጥ በመጠቀም የሚታወቁት አብዛኞቹ ሴቶች ናቸው። እንግዲህ እነዚህ ሴቶች ጌጣጌጥ ከተለያዩ የንግድ ቦታዎች እየገዙ የሚጠቀሙት፤ ግን በሚጠቀሙበት ጊዜ እንደኔ ሃሳብ የተለያዩ የሚያጭቦረቡሩ ሰዎች ስላሉ እሱን እያረጋገጡ ቢገዙ እላለሁ።

ማህበረሰብን የሚገነባው ቤተሰብ ነው፤ ቤተሰብን የሚገነባው ደግሞ ግለሰብ ነው። ስለዚህ በጣም የሚያሳስበው ነገረ የግለሰቦች ባህሪያቸው፣ ፀባያቸው በጣም መታረም አለበት። ይህ ደግሞ የሚታረመው በትምህርት ነው። ስለዚህ ማህበረሰብ እና ቤተሰብ ሀገርን የሚገነቡ ስለሆኑ።

አሁን አሁን ላይ በዜና አብዛኛው ሰው ዜና ስለሚፈልግ ይህንን ጥቅም ስለሚፈልግ ይህንን አብዛኞቹ ሰዎች ዜና እያቀረቡ ይገኛሉ ። የሚያቀርቡት ዜና ሰዎች እንዲሰማቸው ለማድረግ ትክክለኛ ያልሆነም ዜና እያቀረቡ ስለሚገኙ ማህበረሰቡ ጠንቀቅ አለበት ።

አርማ በሀገራችን ባንዲራ ላይ መሐል ላይ ይገኛል ።አርማ እንግዲህ የብሄር ብሄረሰቦችን እኩልነት የሚገልጽ ነው ። ቢሆንም ግን አብዛኛው የሃገራችን ማህበረሰብ በዚህ አርማ ላይ አይስማማበትም ።

እትክልት እና ፍራፍሬዎች ለሰው ልጅ በጣም ጠቀሜታ አላቸው ለምግብነት የተለያዩ ነገሮችኝ ለማስጌጫነት እንጠቀምባቸዋለን በባህር ዳር ለምሳሌ በመንገዶች መሃል ላይ ዳር ላይ የተለያዩ አትክልቶች ተተክለው ፀሀይ እንዳይመታንና ።

ቡና ቤቶችና ምግብ ቤቶች በሀገራችን የተለያዩ ሚና እየተጫወቱ ይገኛሉ። ለምሳሌ የዩኒቨርሲቲ ተማሪዎች የካፌ ምግብ ከመመገብ ይልቅ ከቤተሰብ ብር በማስላክ የተሻለ ምግብ ለመጠቀም እንዲችሉ አድርጓል።

ጌጣጌጦች የተለያዩ ነገሮች አምረው እንድታዩ ያደርጋሉ ለምሳሌ ሴቶች ወንዶች የተለያዩ ቤቶች ሬስቶራንቶች ተውበው እንድታዩ በጣም አስተዋፅኦ ያደርጋሉ እነዚህም ጌጣጌጦች የሚያመርቱ ድርጅቶችም በጣም በኢትዮጵያ እየተስፋፉ ይገኛሉ።

በሀገራችን ህዝቡ መስማት ከሚፈልጋቸው ነገሮች መካከል አንዱ ፖለቲካ ነው የፖለቲካ ወሬዎችን መስማት እንደሚፈልግ ያወቁ ብዙ የማህበራዊ ሚዲያ አስተዳዳሪዎች ደግሞ ይህንን የህዝቡን ጥማት ለማስታገስ የተለያዩ የዜና ቻናሎችን እየፈጠሩ ይገኛሉ።

መዋቢያዎች እና የውበት መጠበቂያዎች በጣም ብዙ አቅርቦቶችን ማግኘት እንችላለን። በተለይ እዚህ በአማራ ክልል በባህርዳር የተለያዩ የውበት መጠበቂያዎችን የምናገኝባቸው ሱፐር ማርኬቶች አሉ። እና እነዚህ የውበት መጠበቂያዎችን ጊዜአቸው ያላለፈባቸው መሆናቸውን እያየን መጠቀም አለብን ብየ አስባለሁ።

የስደት አስከፊነትን ለማሳየት ዩኒቨርስቲ ውስጥ አንድ ልጅ ነበረ እና የራሱና የቤተሰቡን ህይወት ለመቀየር ወደ አውሮፓ ወደ አውሮፓ ለመሰደድ በሚሞክርበት ጊዜ ሊቢያ ላይታስሮ በጣም ብዙ በደል ደርሶበታል።

ማስጌጥ በጣም ብዙ ጥቅሞች አሉት። ለምሳሌ የምናየዉ ነገር በጣም ሳቢና ማራኪ እንዲሆን ብዙ ነገሮችን እናስጌጣለን። ለምሳሌ:- በባህርዳር የተለያዩ ሬስቶራቶች የተለያዩ ማጌጫዎችን በመጠቀም ደንበኛዎችን እየሳቡ ይገኛሉ።

አለባበሳችን አነጋገራችንን አመጋገባችን ባህላችንን ይናገራል:: የተለያዩ ነገሮች አሰራራችን ለምሳሌ የቤት አሰራራችንን እና ክሱም ላሊበላ ደግሞ የጥበባችንን የሚያሳዩ ናቸው ::

ሀገራችን ላይ የተለያዩ ባህሎች እና ጥበባት አሉ። ከነዚህ ባህሎች መካከል የተለያዩ ማህበረሰቦች እስከዛሬ ያቆያቸው በጣም ደስ የሚሉ ባህሎች በዚህ በአማራ ክልል ማግኘት እንችላለን። እነዚህ ባህሎች ለቱሪስት መስህብ ይሆናሉ።

በባንዲራ ላይ ከሚገኝ ነገር መካከል ዋናው ነገር አርማ ነው። ዓርማ ማለት የብሔር ብሔረሰቦችን አንድነት የሚገልጽ መለያ ነው። ይሄ ዓርማ ግን የሀገራችን አብዛኛው ሰው አይስማማበትም፤ ይህ ምን እንደሆነ እኔና ራሱ አይገባኝም።

እነ አክሱም እና እነ ላሊበላን ካየን በስነ ህንጻ እና ግንባታ ኢትዮጲያ ሃገራችን ትልቅ ስልጣኔ እንደሚኖራት የሚያሳውቁ ናቸው። አሁን ላይ በዘመናዊ መንገድ ህንጻ አሰራር ጥበብን ተግባር ላይ እያዋለች ትገኛለች።

የቤት እና የቢሮ እቃዎችን ማሟላት በጣም ጥቅም አለው ። ለምሳሌ ጀማሪ የሆነ የንግድ ተቋም የቤት እና የንግድ እቃዎችን በጣም ሲያሟላ በጣም የተደራጀ እንደሆነ ሰዎች ያውቃሉ ። ስለዚህ ንግዱን ማስፋፋት ይችላሉ ።

መዋቢያዎች ወይም መጠበቂዎች በብዛት የሚጠቀሙ ሴቶች ናቸው እና እነዚህ ሴቶች እነዚህን የውበት መጠበቂያዎች ሲጠቀሙ በጣም ከፍተኛ ጥንቃቄ ማድረግ አለባቸው ምክንያቱም ለቆዳ ጤና ጥሩ ያልሆኑ ምርቶች በገበያ ላይ ስላሉ።

በሀገራችን ውስጥ በጣም ብዙ አይነት ሰዎች ይገኛሉ ጠንካራ ሰዎች አሉ ብዙ ኪሎ ሜትር መጓዝ የሚችሉ በዛ ላይ ደግሞ ትንሽ መጓዝ የማይችሉ ሰዎች አሉ ለትንሽ ተሽከርካሪ የሚጠቀሙ ሰዎች አሉ።

የኤሌክትሮኒክስ እቃዎች በዚህ በአማራ ክልል በተለይ በጣም ብዙ አሪፍ የሆነ አቅልቦት አለ። በጣም አስደሳች ነገሮች አሉ ።በተለይ በዚህ በባህርዳር በጣም የተለያዩ አሪፍ አሪፍ እቃዎችን ማግኘት እንችላለን። በተለያዩ ሱቆች ምናምን የተለያዩ የኤሌክትሮኒክስ እቃዎችን ለተማሪዎችም፣ ለሰራተኞችም ማግኘት ይቻላል ።

ሀገር እንድታድግ ከሚያስፈልጉ ነገሮች መካከል አንዱ ትምህርት ነው። እየተማረ ዜጋ ያላት ሀገር ትልቅ ደረጃ ላይ ትደርሳለች ።ስለዚህም ሀገራችን ላይ ትምህርት ላይ በጣም እየተሰራ ይገኛል የተለያዩ ዩኒቨርስቲዎችም እየተገነቡ ይገኛሉ።

በሀገራችን በጣም ከፍተኛ ችግር እየሆኑ ከመጡ ነገሮች መካከል የመኖሪያ ቤት እጥረት ነው የመኖሪያ ቤት እጥረት በዋናነት በዚህ በከተማዎች አከባቢ በጣም እየተስፋፋ ይገኛል አብዛኃኛው ሰው ገንዘብ ቢኖረውም የቤት መስሪያ ቤት እያገኘ አይደለም።

አሁን ላይ በጣም ጊዜያቸው ያለፈባቸው የውበት መጠበቂያዎች እና መዋቢያዎች እየተስፋፉ ይገኛሉ። በዚህ ረገድ ሴቶች በጣም ተጠቃሚ ስለሆኑ በጣም መጠንቀቅ አለባቸው። የውበት መጠበቂያዎችን ከሱፐር ማርኬቶች እና ከንግድ ቦታዎች ሲገዙ እያረጋገጡ መሆን አለበት።

የኤሌክትሮኒክስ አቅራቢ የንግድ ተቋማት በጣም እየበዙ ይገኛሉ ፤ የኤሌክትሮኒክስ እቃዎችን ማንኛውም ሰው ይጠቀማል ፤ ማንኛውም ሰው አሁን ላይ ስልክ ስላለው ስልክ ደግሞ የኤሌክትሮኒክስ እቃ ነው ስለዚህ የኤሌክትሮኒክስ እቃዎች መበራከት አለባቸው ብዬ አስባለሁ።

መጽሐፍት መፅሔት እና ጋዜጣዎች ዋና ጥቅማቸው ለእኛ መረጃን ፈጣን መረጃን ማቅረብ ነው። መጽሄት እና ጋዜጦች አሁን ላይ እየተትው ቢመጡ በማህበራዊ ሚዲያ ዜናዎችን እየሰማን ብንገኝም ጥቅማቸው ግን እስካሁን ድረስ ያለ ነው።

የንግድ ቦታቸውን በጣም እንዲታወቁ ከሚያደርጉላቸው ነገሮች መካከል ማስታወቂያ በማህበራዊ ሚዲያ እና በተለያዩ በቴሌቪዥን፣ በሬድዮ ማስተዋወቅ ነው። ማስታወቂያ ለንግድ ቦታ ብቻ ሳይሆን ለተለያዩ ለትምህርት ተቋማት በጣም ወሳኝ ሚና ይጫወታሉ።

ቤትና የመኖሪያ ቤት በአገራችን በጣም ብዙ ችግር ነው። ለምሳሌ በአዲስ አበባ በዋና ከተማ ማለት ነው። የተለያዩ ሰዎች ቤታቸው እየፈረሰ ይገኛል። በልማት ምክንያት ተገቢ ባልሆነ ካሳ ይቀርብላቸውና ቤታቸው እየፈራረሰ ይገኛል።

ዕፅዋት በሀገራችን የተለያዩ ቦታዎችን ለማሳመር እንጠቀምበታለን። ከዛም ባለፈ ዝናምና እርጥበት እንዲኖር በረሃማነት እንድትቀንስ የራሳቸውን ሚና ይቻወታሉ በሀገራችን እጽዋት እንድመለስ እንደ ድሮው ብዙ ስራ እየተሰራ ነው።

በተለያዩ የአሰራር ዘዴዎች የተሰሩ ጫማዎችን ኢትዮጵያ ውስጥ ማግኘት እንችላለን። ሀገር በቀልም የሆኑ ከውጭም የመጡ የተለያዩ ብራንድ ያላቸው ጫማዎችን ማግኘት እንችላለን በተለይ እዚህ ባህርዳር ውስጥ የተለያዩ ጫማዎችን ከሱቆች ማግኘት እንችላለን።

መጠጦች በሀገራችን በጣም ብዙ ችግር እያጋጠሙ ይገኛሉ። ለምሳሌ ከእኔ ጓደኞች ብንጀምር መጠጥ በጣም እየጎዳቸው የሆነ ሰዎች አሉ። በጣም በመስከር የተለያዩ ነገሮች ውስጥ እየገቡ ይገኛሉ። ስለዚህ መጠጥ ብዛኛውን ጥቅም የለውም ብየ አስባለሁ።

ሙዚቃ የሰዎችን ህይወት ቀለል አድርጓል ብዬ አስባለሁ ለምሳሌ እኔ በጣም ሲከፋኝ ደስ የማይል ስሜት ውስጥ ስገባ ሙዚቃ ነው የማዳመጠው ሙዚቃ በተለያዩ የማህበረሰብ ክፍሎች ተወዳጅ ነው በሀገራችን የተለያዩ ባህላዊና ዘመናዊ ሙዚቃዎች አሉ::

መጓጓዣና ተሽከርካሪዎች በምድር ላይ ሆነ በየብስ ላይም ሆነ በባህር ላይ ይገኛሉ አሁን በባህር ዳር ላይ በየብስ ላይ የተለያዩ መኪኖች ባጃጆችን ማየት እንችላለን ይህ በጣም የተስፋፋና ለብዙዎች የስራ እድል እየፈጠረ ይገኛል።

ማሽኖች የሰው ልጅን ህይወት እያቃለሉ ይገኛሉ። ለምሳሌ ከባድ ስራዎችን በፍጥነት እና በጥራት እንድንሰራ ይረዱናል። ለምሳሌ በፈርኒቸር ቤቶች በተለያዩ የመስሪያ ቤቶች የምንጠቀማቸው ማሽኖች በጣም ቀላል አርገውልናል።

ስደት በሃገራችን በጣም አስከፊ የሆነ ደረጃ ላይ ደርሷል። የተለያዩ ሰዎች ህይወታቸውን ለመቀየርና ቤተሰቦቻቸውን ለመርዳት ከሀገሬ እየተሰደዱ በጣም በተለያዩ ሀገሮች በስቃይ ላይ ይገኛሉ ፤ እና ሰዎች ይሄን ስደት ማቆም አለባቸው ስደት ጥቅም የለውም።

በሀገራችን የተለያዩ መሰረተ አገልግሎቶችን ማግኘት እንችላለን እነዚህ መሰረታዊ አገልግሎቶችን በተለያዩ የንግድ ተቋማት እና በመንግስታዊ ተቋማት ማግኘት እንችላለን እነዚህ የመሰረተታዊ አገልግሎቶች በጣም የሰው ህይወት አቅለውዋል::

አሁን ላይ የተለያዩ የስነ ህንፃ ዘዴዎችን እየተገኙ ይገኛሉ። በአገራችንም የስነ ህንፃ ትምህርት እያስተማሩ የሚገኛሉ በተለያዩ ዩኒቨርስቲ ተቋማት እነዚህ የስነፃ ግንባታ ትምህርቶች ተስፋፍተዋል።

ታሪክን እና መልካምድር ማወቅ በጣም አስፈላጊ ነዉ። በአገራችን ኢትዮጵያ ታሪኳን የአገራችንን ታሪክ እና መልካምድር ማወቅ በጣም ስለ ኢትዮጵያ አሁን ስላለችበት ሁኔታ እንድናዉቅ በጣም ይረዳናል። የኢትዮጵያ በጣም ብዙ ታሪክ እና መልካምድር ያላት አገር ናት

ብዙ ጊዜ ሃይማኖት ያላቸው ሰዎች በጣም ሰላማዊ ህይወት ይኖራሉ በሀገራችን ሀይማኖት ከጥቅሙ አንጻር በጣም ጥቅም አለው ግን ጉዳትም አለው ብዙ ሰዎች በሃይማኖት እየተጋጩ ይገኛሉ:: የምዕራቡ ዓለም ደግሞ ሃይማኖት ባለመኖሩ ብዙ ችግሮች እየገባ ይገኛል ::

ባለንበት አካባቢ የተለያዩ የመጓጓዣ አገልግሎቶችን ማግኘት እንችላለን ። ምሳሌ እዚህ ባህር ዳር በውስጥ ለውስጥ መንገዶች ባጃጆችን ፣ የተለያዩ ታክሲዎችን ማግኘት እንችላለን ። እነዚህ ለማህበረሰቡ ህይወቱን ቀለል እንዲል አድርገውታል ።

አትክልት ፍራፍሬዎችን ማበልፀግ በጣም ጥቅም አለው። ለውበትም ለምግብነትም ስለሚጠቅሙ ለምሳሌ አንድን ከተማ ለማስዋብ አትክልቶችን በጣም ወሳኝ ሚና አላቸው ።ለምሳሌ እዚህ ባህር ዳር በአስፓልቶች መሃልና ዳር ላይ አትክልቶች አሉ።

አሁን ላይ በሀገራችን መጓጓዣ እና ተሽከርካሪዎች በጣም እያደጉ ያሉ ኢንዱስትሪዎች ናቸው ። ለምሳሌ ባለሁበት እዚህ በባህር ዳር በተለያዩ የውስጥ ለውስጥ መንገዶችን መጓጓዣዎችን ማግኘት እንችላለን እነዚህ መጓጓኛዎች ህይወታችንን ቀለል ያደርጋሉ ።

ቡና ቤቶችና ምግብ ቤቶች በሀገራችን በጣም እየተስፋፉ ካሉ እንደስትሪዎች ምካከል አንደዱ ነው። ምግብ ቤቶች የተለያዩ ፈጣን የሆኑ ምግቦች እና ጣዕም ያላቸው ምግቦችን እንድናገኝ ያደርጋሉ እነዚህ ምግብ ቤቶች ግን ጉዳትም አላቸው አንዳንዴ።

እያደጉ ባሉ ከተሞች መካከል አንዷ ባህርዳር ናት በዚህ ባህርዳር ላይ ለምሳሌ የመዝናኛና የመናፈሻ ኢንዱስትሪው በጣም እየተስፋፋ ይገኛል ለምሳሌ በዚህ በጣና ባህር ዳርቻ ላይ በጣም ብዙ መናፈሻዎች እየተገነቡ ይገኛሉ።

ኢትዮጵያ በጣም ብዙ ማህበረሰቦች እና ብሔር ብሔረሰቦች ያሉባት ሀገር ናት። በዚህ እንደዚህ በጣም ብዙ ማህበረሰብ ባለበት ሀገር ውስጥ ቤተሰብ ዋና ማህበረሰብን የሚገነባ መሳሪያ ነው ብየ አስባለሁ ስለዚህ ሀገር እንድትገነባ ቤተሰብ መገንባት አለበት።

አንድ ጓደኛ አለኝ ጫማ በጣም የሚወድ ብዙ አይነት ጫማዎች እየተመሰቱ ይገኛሉ አሁን ላይ ወደ አገራችንም በጣም ብዙ አይነት እየገቡ ይገኛሉ። እነዚህ ጫማዎች ለሰዎች በጣም ብዙ ዉበት እየሰጡ ይገኛሉ።

ተፈጥሮን ማወቅ በጣም ጥቅማለሁ ፤ በተለይ በዚህ በሀገራችን በአማራ ክልል የተለያዩ የተፈጥሮ መስህቦች አሉ፥ አካባቢዎች አሉ፥ ለምሳሌ በዚህ በባህር ዳር የተለያዩ ጉማሬዎችን፥ ባህር፥ እና ጣናን ማግኘት እንችላለን እና በጣም ደስ የሚል አካባቢን መፍጠር እንችላለን።

አትክልት እና ፍራፍሬዎችን ለተለያዩ ጥቅም ማዋል እንችላለን:: ለምሳሌ ለምግብነት ማዋል እንችላለን:: ሌላ ደግሞ ለውበት መጠበቂያ ማዋል እንችላለን:: ለምሳሌ በዚህ በባህርዳር በተለያዩ ቦታዎች በአስፓልቶች በዳር ላይ መሃል ላይ ምናምን በመትከል የተለያዩ ዉበቶችን ማስተብውቅ እንችላለን::

በሀገራችን በተለይም በዚህ በአማራ ክልል ተሽከርካሪዎች እና መጓጓዣዎች በጣም እየተሻሻሉ መጥተዋል። ለምሳሌ ፦ በዚህ በባህርዳር የተለያዩ በጣም አሪፍ አሪፍ የሆኑ ባጃጆችን በየቦታው ማግኘት እንችላለን፤ ስለዚህ በጣም አሪፍ ነው።

ወጣቶች ዜና መስማት አለባቸው። ዜና የሚሰማ ሰው ሁልጊዜ አዳዲስ መረጃዎችን ያገኛል ስለሀገር ስለ ኢኮኖሚ አዳዲስ ነገሮችን እያገኘ ይሆናል ማለት ነው። ስለዚህ ዜና በጣም ወሳኝ ነገር ነው ስለ ሀገር ለማወቅ።

በሀገራችን ማስታወቂያ ማሰራት የሚፈልጉ የንግድ ተቋማት በጣም የተስፋፉ ነው ። ማስታወቂያ በቴሌቪዥን እና በሬድዮ ብቻ ሳይሆን በማህበራዊ ሚዲያዎች ላይ በጣም የተስፋፋ ይገኛል ። በተለያዩ ፕላትፎርሞች ላይ ማስታወቂያዎችን ማስነገር ይቻላል ።

መጽሔትና ጋዜጦች ከአመታት በፊት በዋናነት ህዝቡ ይጠቀማቸው ነበር ዜናዎችን ለመስማት አሁን ግን አብዛኛው ሰው የሚጠቀመው ማህበራዊ ሚዲያ ነው። የተለያዩ የማህበራዊ ሚዲያ አቅራቢዎችን በመከታተል በቀላሉ ማግኘት ይቻላል።

እዚህ ባህርዳር የተለያየ የመዝናኛ እና የመናፈሻ ተቋማት አሉ። እነዚህን የመዝናኛ እና የመናፈሻ በባህሩ ዙሪያ በጣና ባህር ዙሪያ ሆነው ነው የሚገኙት ለሰው ልጅ በጣም ብዙ የሆነ አገልግሎት የሚሰጡ እና የሰውን ልጅ መንፈስ የሚያድሱ ናቸው።

የሀገራችንን ተፈጥሮ አለማድነቅ አይቻልም ። በተለይ በዚህ በአማራ ክልል በዚህ ባለሁበት ባህር ዳር በጣም ደስ የሚል አካባቢ አለ ። ለምሳሌ እዚህ ጣና እና የተለያዩ መዝናኛዎች ማግኘት እንችላለን ። ተፈጥሮን አለማድነቅ አይቻልም ።

ግብርና በሃገራችን በጣም መሰረታዊ ስራ ነው አብዛኛው የገጠር ማህበረሰብ አብዛኛው ገበሬ ነው በግብርና የተለያዩ ፍራፍሬዎች ፍራፍሬ ጥራጥሬዎች ይመረጣሉ የኢትዮጵያ ዋነኛ ምግብ የሆነውም ጤፍም መሰረት የሚሰራ ነው።

የስነ ሕንፃ ግንባታ ጥበብ በሀገራችን በጣም ታዋቂ ነዉ። ከድሮ ጀምሮ የሚታወቁ እነ አክሱም እነ ላሊበላ የስነ ሕንፃ ጥበቦች ናቸዉ። እነዚያን ጥበቦች በመከተል ዘመናዊዉንም በማካተት ሀገራችን በስነ ሕንፃ እየታወቀች ትገኛለች።

ኢትዮጵያ የተለያየ ጥበብ አላት ስንል በምክንያት ነው ከዚያ ጥበቦች መካከ አንዱ ሀገራችን በባህላዊ ህክምና በጣም ታዋቂ ናት። ባህላዊ ህክምናን የሚመርጡ አሉ ከዘመናዊ ይልቅ። ባህላዊ ህክምና በጣም ጠቃሚእንደሆነ እኔ ምስክር ነኝ።

የፋሽን ኢንደስትሪን ለማሳደግ ብዙ ስራ እየተሰራ ይገኛል ለምሳሌ እኔ ከማውቀው ሲናገር በሀገራችን በባህር ዳር ዩኒቨርሲቲ የፋሽን ዲዛይን ተማሪዎች ያሉ እነዚህ ተማሪዎች ትምህርቱን ወደውት እየተማሩ ይገኛሉ።

ቤተሰብ ማህበረሰብን ይገነባል ማህበረሰብ ደግሞ ሀገርን ስለሚገነባ መጀመሪያ ቤተሰቦቻችን ላይ መስራት አለብን ብየ አስባለሁ። ቤተሰብ በጣም ባህሪው ከተገነባ ሀገር መገንባቱ አይቀርም። ስለዚህ ለሀገር ዋናው መሠረቱ ቤተሰብ ነው።

ከተማዎች እየተስፋፉባት ባለችበት በዚች በኢትዮጵያ የተለያዩ ተሽከርካሪዎች እየበዙ ይገኛሉ። እነዚህ ተሽከርካሪዎች ለብዙዎች የመኖሪያ መንገድ ሀነዋል የማህበረሰቡንም ህይወት ቀለል አድርገዋል።